መጽሃፍ ለምሳሌ በተለያዩ የግጥም ጸሃፊወች የተጻፈ መጽሀፍ ሲሆን ይህም ለሰዎች ደስታን ፣ ከመዝናናትም በላይ ትምህርት ሰጭ ነው።

ህግ አስከባሪ። ለምሳሌ ፖሊስን ብንወስድ ለሰዎች የመኖር ደህንነትዐቸውን ለማረጋገጥ እንዲሁም ጠብና ጥላቻ እንዳይፈጠር በአካባቢው ማህበረሰብ ነቅቶ በመጠበቅ ትልቅ ተሳትፎ ያደርጋል።

ጥበብ ለምሳሌ የተጣሉ ሰዎችን የማስታረቅ ጥበብን ብንወስድ፤ አንድ ሰው የተጣሉ ሰዎችን በተገቢው መንገድ በመምከር እንዲሁ፤ አጥፊውን አካል በመግለፅ የማስታረቅ ጥበብ ሊኖረው ይችላል። ይህን ጥበብ ብለን እንጠራዋለን።

ታሪክ ለምሳሌ የሰው የሕይወት ታሪክ መናገር ብንፈልግ አንድ ሰው ከተወለደ ጀምሮ እስከ እለተ ሞቱ ድረስ የሰራዉን ሥራ በሙሉ በታሪክ መልክ የምናቀርብበት የታሪክ አይነት ነው::

ከመጠጥ አይነቶች ዉስጥ ከምሳሌ የአልኮል መጠጦችን ብንወስድ የአልኮል መጠጦች በጤናችን ላይ አደገኛ የሆነ ችግርን ያስከትላሉ። እንዲሁም የሱሰኝነት ባህር የማስከተል ተጽእኖ አላቸው።

ማስትወቂያ ለምሣሌ የንግድ ማስታዎቂያ ሊሆን ይችላለ። አንድ ነጋዴ የሚሸጣቸውን ምርቶች እንዲሁም የሚገዛቸውን ምርቶች ለሸማቾች እና ለሻጮች ለማስተዋወቅ የሚያወጣው የማስታወቂያ አይነት ነው።

ፖለቲካ ለምሳሌ ስለ ሰላምና ደህንነት ፖለቲካ ብናወራ ይህ የፖለቲካ ዓይነት በአገር ላይ የተፈጠሩ ችግሮችን ፣ጦርነታችን በማሳንሳት በሰዎች ላይ ከፍተኛ የሆነ ጭንቀት እና ሀዘን ሊፈጥር ይችላል።

ስፖርት ለምሳሌ ዝላይን ልንውስድ እንችላለን ። በዝላይ እንግዲህ በገመድ ልንዘል እንችላለን ያለ ገመድ ልንዘል እንችላለን ። በምንዘልበት ሰዓት በሰውነታችን ላይ ያሉ አላስፈላጊ የስብ መጠን እንዲቃጠልና እንደገና የሰውነት ጡንቻችንን ለማዳበር እንጠቀምበታለን ።

ታዋቂ መሪዎች ወይም አባቶች ለምሳሌ የድሮ አርበኞች አባቶቻችንን ብንወስድ እነዚህ አርበኞች ሀገራችንን ከጠላት አንሰጥም በማለት ደማቸውን ያፈሰሱ አጥንታቸውን የከሰከሱ ጀግና አባቶቻችን ናቸው::

የሱፐር ማርኬት እቃዎች ለምሳሌ የታሸጉ ምግቦች ለሰው ልጅ በጣም ከፍተኛ የሆነ የጤና ችግር ፣ ቀውስ በማድረስ በሰዎች ላይ ከፍተኛ ጭንቀት እንዲፈጠር ያደርጋሉ።

መጓጓዣ ለምሳሌ ባቡር ብንወስድ ባቡር በሀዲድ ላይ የሚጓጓዝ የሚሄድ የመጓጓዣ አይነት ሲሆን ይህም ሰዎችንና ጭነትን ከቦታ ቦታ ለማጓጓዝ ይጠቅመናል ማለት ነው።

ሀይማኖት ለምሳሌ የእስልምና ሀይማኖትን ብንወስድ የእስልምና ሀይማኖት በአለባበሳቸው ከ ሌሎች የሀይማኖት ዘርፎች ለየት ያለ ነው። ይህም ረጅም ልብስ እንዲለብሱ ከላይ ደግሞ ሴቶቹ በብዛት መጠምጠሚያ ወይም ሻሽ እንዲያድረጉ የተፈለገበት ሀይማኖት ነው።

ጌጣጌጥ፦ ለምሳሌ፦ የሰዎነት ጌጣጌጦችን ብንወስድ እነዚህ በጌጣጌጦች የሰው ልጆች በሰውነትቸው ላይ ልክ እንደወዋቢያ መሳሮያዎች የሚጠቀሙባቸው ሲሆኑ ለምሳሌ የጆሮ ጌጥ ፣ የጣት ቀለበት፣ የእጅ፣ የአንገት፣ መሳሪያዎች ሊሆኑ ይችላሉ።

ምግብ ለምሳሌ አትክልትን ብንወስድ አትክልት በጣም ጠቃሚ የሆነ የምግብ አይነት ሲሆን ከነዚህም ውስጥ በሰውነታችን ላይ የተለያዩ ንጥረነገሮችን እንድናገኝ ያደርገናል፣ እንደገና በሽታ የመከላከል አቅማችንን ይጨምርልናል፣ ሌላም በሰውነታችን ውስጥ ያለውን የምግብ እንሽርሽሪት እንዲጨምር ያደርጋል።

ማህበረሰብ ለምሳሌ በአማራ ክልል የአገው ማህበረሰብን ብንወስድ ይህ ማህበረሰብ በአገው የፈረሰኞች ቀን ፈረስን በመጋለብ ባህሉን የሚያስተዋውቅ የማህበረሰብ ዘርፍ ነው።

መሰረተ ልማት ለምሳሌ የዉሃ አገልልጎትን ብንወስድ በማህበረሰቡ ዘንድ ተደራሽ የውሃ አገልግሎት እንዲኖር እንዲሁም የውሀ እጥረት ባሉባቸው አካባቢዎች በቂ የዉሀ አገልግሎቶች እንዲፈጠሩ የማድረግ ስርዓት ነው።

ፋሽን ለምሳሌ፦ የጥፍር ስራ ፋሽንን ብንወስድ የተለያዩ የሰው ሰራሽ ጥፍሮችን በመጠቀም ጥፍር እንዲራዘም በማድረግ እንዲሁም ደግሞ ቀለም በመቀባት የተለያየ የአቆራረጥ እስታይል በመቁረጥ የጥፍር ፋሽንን ማሳደግ ይቻላል።

በማህበረሰብ ለምሳሌ፦ ጎረቤታማቾችን ብንወስድ ፦ እነዚህ ጎረቤታማቾች በችግራቸው ጊዜ የሚረዳዱ፣ በሀዘናቸው ጊዜ ሀዘናቸውን አብረው የሚያዝኑ ሰዎች ሲሆኑ አብረው መኖራቸውም ትልቅ ደስታንና ፍቅርን ይገልጻል ማለት ነው ።

ስፖርት ለምሳሌ እሩጫን ብንወስድ እሩጫ በጣም ብዙ ጥቅሞች አሉት። በሰውነት ላይ ያለ የስብ መጠንን ለማቃጠል እንዲሁም ደግሞ የእግር ጡንቻን ለማዳበር ከፍተኛ አስተዋፅኦ አለው።

ትምህርት ለምሳሌ ሀይማኖታዊ ትምህርት ብንወስድ በዚህ ትምህርት አባቶች ለሀይማኖት ተከታይ በሚያስተምሩበት ሰዓት ሃይማኖት ኑሮ ነገር ግን የሃይማኖት መንገድ የማይከተሉ ሰዎች ቅባት እምነት ጥምቀት ሊደረጉ ይችላሉ ::

እጽዋት ለምሳሌ አረንጓዴ ቅጠል ያላቸውን እፅዋቶች ብንወስድ እነዚህ እፅዋቶች የአየር ብክለት በማስተካከል ከዚህ ሌላ ለሰዎች እይታ ማራኪነት እንዲሁም ደስታ ይሰጣሉ።

ስለ ህንፃና ግንባታ ለምሳሌ ቤትን በህንፃ ለመስራት ቢታሰብ ይህ ለህንፃ የሚያስፈልጉ ነገሮች ለምሳሌ የስሚንቶ ዋጋ መጨመር እንዲሁም የተለያዩ የማሸኖች መጨመር ለሰዎቹ ትልቅ ብስጭት ይደርጋል ::

ምግብ ለምሳሌ ማርን ብንወስድ ማር በተፈጥሮ የሚገኝ ጣፋጭ ምግብ ሲሆን ይህም ለሰውነታችን ውስጥ ኃይልና ሙቀት ሰጪ ነው ። እንደገና ለቆዳ ጥራት እና ለተለያዩ መድሀኒትነት እንጠቀምበታለን ።

ፖለቲካ ለምሳሌ ስለ ሴቶች ጉዳይ ፖለቲካ ብንመለከት ይህ የፖለቲካ ዓይነት ስለሴቶች አካሏ ወይም ስነ-ልቦና ፣ማህበራዊ፣ ኢኮኖሚያዊ እንዲሁም እንዲሁም ስለ ደህንነታቸው ተቆርቋሪ የፖለቲካ ዘርፍ ነው።

ከፍራፍሬዎች ውስጥ አንዱ ማንጎ ሲሆን ማንጎ ለሰው ልጆች በጣም ጠቃሚ ነው ። ከጥቅሞቹም ውስጥ አንዱ በውስጡ የተለያዩ ንጥረነገሮችን ይዟል ። ለምሳሌ ቫይታሚን ኤ እና ሲ አለው ። ይህም የሰውነት ቆዳ ልስላሴ እንዲፈጠር ያደርጋል ሌላ የማስታወስ ችሎታንም እንዲጨምር ያደርጋል ።

ስፖርት ለምሳሌ ፑል አፕን ብንወስድ በአግዳሚ እንጨት ላይ ተንጥለን በመሳብ የእጅ ጡንቻዎችን እንዲሁም የደረት ጡንቻዎችን ለማዳበር የሚጠቅም የስፖርት አይነት ነው ።

ሥራ ለምሳሌ መምህርነትን ብንወስድ መምህርነት ለተማሪዎቹ ተገቢና አስፈላጊ የሆኑ እውቀት በመስጠት ወይም በመለገስ ለተማሪዎች የሚያስፈልጋቸውን ሥነ ሥርዓት ባለው መልኩ ዕውቀታቸውን ማካፈል የወር ገቢያቸውን ደሞዛቸውን የሚያገኙበትአንዱ የሥራ መስክ ነው።

ሃይማኖት ለምሳሌ የፕሮቴስታንቲዝም እምነት ወይም ሃይማኖት ብንውስድ ይህ እምነት የሚያስተምረው ምንድነው በጌታችን በኢየሱስ ክርስቶስ ያምናል በእናታችን ቅድስት ድንግል ማርያም እንደተወለደ ያምናሉ ነገር ግን በእናታችን ቅድስት ድንግል ማርያም አታማልድም በማለት የሚያምን ሃይማኖት ነው።

ትምህርት ለምሳሌ ከጓደኛ የሚገኝ የትምህርት ብለን ብንወስድ ከጓደኛ በጣም ብዙ ነገር መማር እንችላለን፤ የአመለካከት፣ የአስተሳሰብ እንዲሁም ነገሮችን የመረዳትና መንፈሳዊ የሆኑ ትምህርቶችን ማግኘት የሚችልበት ዘዴ ነው።

ምግብ ለምሳሌ ጥራጥሬዎችን ብንወስድ ከጥራጥሬ የምናገኘው ንጥረ ነገር ፕሮቲን ይባላል። ይህም ለሰውነታችን ጥንካሬ የሚሰጥ የምግብ አይነት ሲሆን፤ እንደገና በሰውነታችን ያለው የምግብ እንሽርሽሪት የተስተካከለና የተፋጠነ እንዲሆን ይረዳናል።

ትምህርት ለምሳሌ መደበኛ ትምህርትን ብንወስድ መደበኛ ትምህርት በግል ሊሆን ይችላል በመንግስት በተደራጁ ትምህርት ቤቶች ገብተን ትክክለኛና አስፈላጊ የሆኑ ዕውቀቶችን የምንይዝበት የትምህርት ዘርፍ ነው።

ስደት ለምሳሌ ከኢትዮጵያ ወደ ውጭ ሀገር ስደትን ብንመለከት፤ የስደት በኑሮው ችግር ወይም ደግሞ የሀገር አለመመቸት ሊሆን ይችላል።

ጫማዎች፡- ለምሳሌ በጎማ የተሰሩ ሽፍን ጫማዎችን ብንወስድ እነዚህ ጫማዎች ፀሐይ ወይም ሙቀት በሚሆንበት ሰዓት እግርን የማሽተት ባህሪ ስላላቸው በሰዎች በዘንድ የመፀየፍ ባህሪ ሊያስከትሉ ይችላሉ።

የዉበት መጠበቂያ ለምሳሌ እንደ ቀለም አይነት ነገሮችን በመጠቀም ሴቶች አብዛኛውን ጊዜ እንደ ዉበት መጠበቂያ ሊጠቀሙ ይችላሉ ለምሳሌ የፀጉር ቀለም የከንፈር ወይም ቻፕስቲክ የምንለው ሌላ የጥፍር ቀለም በመቀባት መዋብ ይቻላል::

ፀጉር ለምሳሌ የፍሪዝ የሴቶች ስታይል ማየት እንችላለን ።ይህ ከሹርባ የተሻለ ለሴቶች ውበትን የሚሰጥ ነው ።

ምግብ ለምሳሌ በተለያዩ መርዞች ወይም ኬሚካሎች የተመረዙ ምግቦችን ብንወስድ እነዚህ ምግቦች በሰው ልጅ ላይ ከፍተኛ የጤና ችግር እንድሁም ከዚያም አልፎ ሞት በማስከተል በሰዎች ላይ ሀዘን እንድፈጠር ያደርጋሉ።

ሥራ ለምሳሌ የፀጉር ስራን ብንወስድ የፀጉር ሥራ ሴቶችም ወንዶችም ሊሰሩት የሚችሉት ሥራ ነው:: ይህ ሥራ የሰዎችን ፀጉር ባማረ ሁኔታ አስውቦ በመስራት ገቢ የሚገኝበት የስራ ዘርፍ ነው::

ኧ ስደት ለምሳሌ ሰዎች በአካባቢያቸው ሰላምና ደህንነት ካልተረጋገጠ በሚሆንበት ጊዜ የሚያደርጉትን ስደትን ብንወስድ በዚህ ጊዜ ሰዎች በጣም ከነበሩበት አካባቢ የከፋ ችግር ሊገጥማቸው ይችላል። በዚህ ጊዜም በሰዎች ላይ ታላቅ የሆነ ብስጭትን ይፈጥራል።

ግብርና ለምሳሌ የዶሮ እርባታ ብንወስት ለዶሮዎች የሚያስፈልጋቸውን ምግብና እንክብካቤን በማድረግ ከዶሮዎቹ የሚገኘውን እንቁላልና እንዲሁም ዶሮዎቹን ለግብይት የማቅረብ ሂደት ነው።

ከመልካም ምድር ለምሳሌ ደንን ብንወስድ ደን አረንጓዴ እፅዋቶች በብዛት የሚገኙበት አካባቢ ሲሆን ይሄም አካባቢ ለእንስሳቶች መኖርያነት ወይም መጠለያነት እንዲሁም ደግሞ የአየር ሁኔታን ለማስተካከል የሚጠቅሙን የተፈጥሮ ሀብቶች ናቸው።

ከምግብ ቤት ለምሳሌ ካፌ እና ሬስቶራንትን ብንወስድ እነዚህ ምግብ ቤቶች አስፈላጊ ምግብ ዋጋ ጭማሪ በመጨመር ሰዎቹ ላልተፈለገ ብስጭት እንዲዳረጉ ያደርጋሉ ።

ከተፈጥሮ ለምሳሌ የቤት እንስሳት ብንወስድ የቤት እንስሳት የተለያዩ ጥቅሞች ያላቸው ሲሆኑ ከነዚህም መካከል ለጭነት፣ ለመጓጓዣነት እንዲሁም ለምግብነት እና ሌላ ሌላ ስራዎችንም ለመስራት እንጠቀምባቸዋለን።

መናፈሻ ለምሳሌ ውሃ ዳር ወይም የባህር ዳርቻዎች የተሰራ መናፈሻ ብንወስድ ይህ የመናፈሻ ዓይነት ከአየር አንፃርም ቀዝቃዛ በመሆኑ እንደገና ለእይታ ደስ የሚል መናፈሻ ስለሆነ ተመራጭ ያደርገዋል።

እፅዋት ለምሳሌ ቁጥቋጦዎችን ብንወስድ ቁጥቋጦዎች በምድር ላይ ለእንሰሳት ምግብነት ከመሆንም አልፎ መሬት በውሃ እንዳይሸረሸር ፤ አፈር በውሃ ጠርጎ እንዳይሄድ ይጠቅመናል ማለት ነው ።

መሰረተ ልማት ዉስጥ ለምሳሌ የመንገድ መሰረተ ልማትን ብንወስድ ሰዎቹ በትንሽ ጊዜ እንደገና ጉልበታቸውን ሳይጠቀሙ በትራንስፖርት በመጕጕዣዎች መጕዝ ያመቻቸው ዘንድ የሚያስፈልግ መሰረታዊ ልማት ነው::

ከጽህፈት መሳሪያዎች ውስጥ አንዱ ለምሳሌ ብዕር ፦ ብዕርን ብንወስድ ብዕር ድሮ እስክርቢቶ ፣እርሳስ እንዳሁኑ ባልነበረበት ሰዓት በመጽሐፊያነት የሚያገለግል የፅህፍት መሳሪያ ነበር ።

ጫማ ለምሳሌ ሽፍን ጫማን ብንወስድ ሽፍን ጫማ ለእግራችን ከተለያዩ አደጋዎች ወይም እራሾች ከመከላከል በተለየ ለእግራችን የተለ ውበት በመስጠት ደስታ እንድናገኝ ይረዳናል።

ባህል ለምሳሌ የአለባበስ ባህልና ብንወስድ ሰዎች በአለባበሳቸው ከየት እምደሚኖሩ ከየት አካባቢ እንደመጡ ምን አይነት የተፈጥሮ ሁኔታ እየኖሩ እንደሆነ እንዲሁም ደግሞ ሃዘናቸውን እና ደስታቸውን የሚገልፁበት የባህል አይነት ነው::

"ዜና:- ለምሳሌ የንግድ ዜናን ብንወስድ ይህ የንግድ ዜና ለሰዎቹም መልካምም መጥፎም የሚበሰርበት ዜና ሲሆን, ለምሳሌ፦ የዋጋ ግሽበት ወይም ንረት በሚነገርበት ስአት ሰዎች ከፍተኛ የሆነ ጭንቀትና ሃዘን እንዲሰማቸው ያደርጋል።"

የቤት ዕቃ ለምሳሌ ፍርጅን ብንወስድ ፍሪጅ የተለያዩ የምግብ አይነቶች እንዳይበላሹ እና እንዲሁም ከሙቀት ለመከላከል ለማቀዝቀዝ የፈለግናቸውን የምግብ አይነቶች ለማስቀመጥ የሚጠቀምበት የቤት ዕቃ ነው::

ማስታወቂያ ለምሳሌ የአፋልጉኝ ማስታወቂያ ቢወጣ፤ የአፋልጉኝ ማስታወቂያ ሰዎች ባልታወቀ ምክንያት ከቦታቸው ሲጠፉ የሚወጣ ማስታወቂያ ሲሆን፤ ይህም በሰዎች ዘንድ ከፍተኛ የሆነ የሀዘን ስሜትን ይፈጥራል።

ከተሽከርካሪዎች ለምሳሌ በየብስ ላይ የሚሽከረከር ሞተር ሳይክለን ብንወስድ ሞተር ሳይክል ከሁለት እስከ ሦስት ሰዎችን ከቦታ ቦታ ለማጓጓዝ የምንጠቀም ነዳጅ ተጠቃሚ የሆነች የተሽከርካሪ አይነት ናት ::

ከባህል ህክምና ለምሳሌ የቆዳ ባህል ህክምናን ብናይ በተፈጥሮ የሚገኙ ፤ማለትም እፅዋትን በመጠቀም የሚደረግ ህክምና ነው።

ከሱፐር ማርኬት ምርቶች ውስጥ አንዱ ለምሳሌ የጁስ መጠጥን ብንወስድ የጁስ መጠጥ የማንጎች የጁስ መጠጥን ብንወስድ የማንጎች ልክ እንደ ውሀ በጠማን ሰአት ጥማታችን ለማርካትና እንዲሁም የማስታወስ ችሎታችን ከፍ ለማድረግ ከፍተኛ የሆነ አስተዋኦ አለው።

ጌጣጌጥ ለምሳሌ የቤት ጌጣጌጦችን ብንወስድ ይህ ቤትን ውብ ለማድረግና አማረ እንዲሁም ለይታ ደስ የሚል ቤት ለመፍጠር የሚያስችልን ለምሳሌ ፎቶ ፍሬሞች ዲም ላይት ቀለማትን በመጠቀም ለቤት ማስጌጫነት ልንጠቀምባቸው እንችላለን ::

ለተፈጥሮ ለምሳሌ ድንጋይ በተፈጥሮ የሚገኝ የተፈጥሮ ሃብት ሲሆን የተለያዩ ጥቅሞች ይኖሩታል ለምሳሌ የቤት ግንባታ ለመስራት የቤትግቢ አጠረን ለመስራት እንዲሁም የተለያዩ እርከኖችን ለመስራት ያገለግላል ::

እሺ ከመዝናኛ ለምሳሌ:-ሆቴልን ብንውስድ ሆቴል ውስጥ መጠጥ፣ ምግብ እንዲሁም የመኝታ አገልግሎት እና የመናፈሻ አገልግሎት ስለሚገኝ ሆቴል እንደመዝናኛ ልጠቀምበት እንችላለን።

ጌጣጌጦችን ስናይ በአብዛኛው ወንዶች ከሚያጌጡበት መካከል ሀብልና ሰዐት እንዲሁም የተለያዩ ልብሶችን በመልበስ ሊሆን ይችላል ።

በትምህርት ለምሳሌ የሃይማኖት ትምህርትን ብንወስድ የሃይማኖት ትምህርት በሃይማኖት አባቶች ወደ ፈጣሪያችን ሊገናኝ የሚችል የትምህርት አይነት ወይም ለሰዎች የሚጠጡበት መንገድ ነው ::

ለምሳሌ ትዳርን ብንወስድ ትዳር ቤተሰብን ከቤተሰብ አልፎ ማህበረሰብን ለመገንባት ዋነኛ መንገድ ነው። ለዚህ ትዳር ለመምራት ምን ምን ነገሮች ያስፈልጉናል ወይም ይፈልጋሉ?

ማሽን ለምሳሌ የፀጉር ማሽን ብንወስድ እነዚህ ማሽኖች የሴቶችን ሆነ የወንዶች የሴቶች ጸጉር ለመቁረት እንዲሁም ለማለስለስ የሚንተቀምባቸው ማሽኖች ሲሆን ለምሳሌ ካውያ፣ ፒስትራ፣ ካስክል የምንላቸው ነገሮች አሉ።

ከቤት እንስሳ መሃል ለምሳሌ ዶሮውን ብንወስድ ዶሮ ክንፍ ያላት መብረር የምትችል የቤት እንስሳ ስትሆን እሷም በጣም ብዙ ጥቅሞች አሏት። ከጥቅሞቿ እንቁላል እንዲሁም ስጋን ማግኘት ይቻላል።

ፖለቲካ ለምሳሌ በንግዱ ዙሪያ የሚወሰን የፖለቲካ አይነት ብንጠቅስ የንግዱ ዘርፍ በሽያጭ እና በግዥ መካከል ያለ የዋጋ ንረትና የዋጋ ግሽበት ወይም ደግሞ የዋጋ ዉድቀት መንስኤ በማድረግ የሚተገበር ስራ ነዉ።

የቤት እቃዎች ለምሳሌ ጠረጴዛን ብንወስድ፤ ጠረጴዛ ለተለያዩ እቃዎች ማስቀመጫ እንዲሁም ለምግብ መመገቢያ አገልግሎት ልንጠቀምበት እንችላለን። ከዛም አልፎ በጣም ብዙ ነገሮች ልንሰራበት እንችላለን።

ማስታወቂያ ለምሳሌ የልማት ማስታወቂያ ቢሆን በአካባቢው ያሉት ሰዎች ተገኝተው በተገቢው ሰአት ወይም በተመደበለት ሰአት ተገኝተው የልማቱ ተሳታፊ እንዲሆኑ የሚደረግበት ማስታወቂያ ሊሆን ይችላል።

ማሽን ለምሳሌ የቡና መፍጫ ማሽንን ብንወስድ እናቶች በቤት ዉስጥ ለቡና መፍጫ የሚያወጡትን ጉልበት እና የጊዜ መጠን በቀላሉ ወይም በፍጥነት ለማከናወን የሚረዳ የማሽን አይነት ነዉ።

ሙዚቃ ለምሳሌ ስለ ሀገር የተዘፈነ ሙዚቃ ብንወስድ ስለ አንዲት ሀገር ስለ ተፈጠሩ ነገሮች ለምሳሌ ስለ ጦርነት ስለ ርሃብ በሽታ እንዲሁም አሁን ላይ ያሉትን ነገሮች በማገናዘብ የሚደረግ የሙዚቃ አይነት ነው።

የቤት እቃ ለምሳሌ መጥረጊያን ብኖሰድ ቆሻሻዎችን ለማስወገድ የምንጠቀምበት ሲሆን ከእነዚህም ውስጥ ለወለል ለግርግዳ እንዲሁም ቅጥር ግቢ ለማጽዳት እንጠቀምበታለን።

ማስጌጥ ለምሳሌ የቤት ወለልን ማስጌጥ ብንወስድ የቤት ወለልን በሴራሚ በማሰራት እንዲሁም ልዩና ማራኪ የሆኑ የወለል ምንጣፎችን በማንጠፍ ማስጌጥ ይቻላል ።

ንግድ ለምሳሌ የኮንትሮባንድ ንግድን ብንወስድ ይህ የንግድ አይነት ያለምንም ፈቃድ እቃወችን ከሀገር ውስጥ የማስወጣት እና የማስገባት እንዲሁም ለመንግስት የሚያስፈልገውን ግብር ወይም ታክስ ስይከፍሉ እቃዎችን የማስወጣት እና የማስገባት የንግድ አይነት ነው።

ባህላዊ ህክምና ለምሳሌ ለኪንታሮት የሚሰጥ መድሀኒትን ብንወስድ ይህ መድሃኒት ለተለያዩ ከእጽዋት አይነቶች መድሀኒት ሊሆኑ የሚችሉትን በመጠቀም መተኮስ ወይም ደግሞ መቀባት ኪንታሮትን ለማጥፋት የሚጠቅሙ መድሃኒቶች ናቸው።

ከዱር እንስሳት ለምሳሌ ጅብን ብንወስድ ጅብ ጋብል እንደመሆኑ መጠን የተለያዩ የዱር እንስሳትን እና የቤት እንስሳትን በማደን ምግብ ያገኛል። እንደገና የሚኖረውም በዋሻ ውስጥ ነው።

ከአባቶች መካከል ለምሳሌ በኦርቶዶክስ ሃይማኖት ያሉ መነኮሳት ብንመለከት እነዚህ መነኮሳት አለም ንቀው የተሰደዱ ለነፍሳቸው የሚያድሩ አባቶቻች ናቸው።

ይህ ስራ ለምሳሌ የኤሌክትሮኒክስ ስራን ብንወስድ ይህ ስራ የተበላሹ ስልክ፣ ሬዲዮ፣ የቴሌቪዥን እቃዎች በመጠጋገን ለሰዎቹ አገልግሎት የመስጠት ክፍያም የማግኘት ኑሮን ህይወትን ለማሸነፍ የሚተገበር የስራ መስክ ነዉ።

ግብይት ለምሳሌ ኦንላይን ወይም ደግሞ በስልክ መገበያዬት ለምሳሌ ብንወስድ ገንዘብ ሳይዙ ምንም አይነት በኪሳቸው ገንዘብ ሳይዙ ዝም ብለው ወጠው የፈለጉትን እቃ ገዝተው በኦንላይን ወይም በስላካቸው ትራንስፈር ማድረግ የሚችሉበት የግብይት አይነት ነው።

ባህል ለምሳሌ የአመጋገብ ባህልን ብንወስድ የአመጋገብ ባህል በአንድ አካባቢ እና በሌላ አካባቢ የተለያየ ሊሆን ይችላል። ለምሳሌ እንደ ኢትዮጵያ እንጀራ የሚበላባቸው አካባቢዎች አሉ እንጀራ የማይበላባቸው ቦታዎችም አሉ እና ይሄ የአመጋገብ ባህል ይባላል።

ቤት ለምሳሌ የድንጋይ ቤት ብንወስድ ይሄ የድንጋይ ቤት ግርግዳዉ ከድንጋይ የተሰራ የቤት አይነት ሲሆን ሰዎች ለመኖሪያነት ወይም ለመጠለያነት የሚጠቀሙት ከቤቶች ዉስጥ አንዱ ነዉ።

ጌጣጌጥ ለምሳሌ የቤት ጌጤጌጥ ብንወስድ ቤታችንን ፎቶ ፍሬም በመለጠፍ ላይት በማድረግ እንዲሁም ደስ የሚል እቃዎችን በማድረግ ጌጣጌጥ ማድረግ ይቻላል።

ማስታወቂያ ለምሳሌ ወደውጭ ሀገር ለመሄድ እድል የወጣ ማስታወቂያ ሊሆን ይችላል ወደውጭ የሚሄዱ ሰዎች ለምሳሌ አሪፍ ወይም ጥሩ የስራ ውጤት ያላቸው ለምሳሌ በትምህርታቸው በሙዚቃ ዘርፍ እንድሁም በመሳሰሉት ሊሆን ይችላል።

ለምሳሌ ልብወለድ መጽሃፍትን ብንወስድ ልብ ወለድ መጽሃፍት ማለት የእውነታውን አለም መስለው የተተረኩ መጽሃፍቶች ሲሆኑ እነዚህ መጽሃፍቶች እውቀትን ለማግኘት እንዲሁም ራስን ለማዝናናት የምናነባቸው እንችላለን። የልብወለድ ይዘቶች ምን ምን ናቸው?

ቤት ለምሳሌ ቆርቆሮ ቤትን ብንወስድ ቆርቆሮ ቤት የራሳችን ከዝናብ፣ ከፀሐይ ፣ከውርጭ እንዲሁም ከንፋስ ምንከላከልበት ነው። ቤት ከምን ከምን ሊሰራ ይችላል?

ለምሳሌ የልብስ ፋሽን ብኖስድ የልብስ ፋሽን የተለያዩ የልብስ አይነቶችን በመጠቀም እንዲሁም የተለያዩ የአሰራር ስልቶችን በመጠቀም መስራት ይቻላል። የልብስ ፋሽንን ለመስራት ምንምን ያስፈልገናል?